ይህ በምስሉ ላይ የምትመለከቱት ከቆዳ የተሰራ ጫማ ነው። ይህም ነጠላ ጫማ ብዙውን ጊዜ ሰዎች ሰውነታቸውን ከታጠቡ በኋላ ይጠቀሙበታል። ይህ ነጠላ ጫማ በቆዳ ምርት መሰራት ይችላል።

ይህ እምስል ላይ እምትመለከቱት ተራራ ላይ ወጦ መልካምድሩን እየተመለከተ ይታያል ።ይህ የኢትዮጵያ አስገራሚ የሆነ መልካምድር በጣም አርኪ የሆነ መልክአም ምድር ያላት ሀገር መሆኗ የታወቀ ነዉ።

ይህ በምስሉ ላይ የምትመለከቱት በጆሮአችን ላይ በማድረግ የተለያዩ ሙዚቃዎችን የምንሰማበት የኤሌክትሮኒክስ ውጤት ነው ይህ የኤሌክትሮኒክስ ውጤት ለመጠቀም ቀለል ያለ በብሉቱዝ በማገናኘት ሙዚቃዎችን እየሰማን መደሰት የምንችልበት መሳሪያ ነው።

ይህ ጋሪ ሲሆን፤ የተለያዩ ጭነቶችንና መሳሪያዎችን ለማንቀሳቀስ የሚውል በፈረስ በበቅሎ የሚዘጋጅ መሳሪያ ነው። ይህ እንግዲህ በገጠራማ አካባቢ የተለመደ አይነት መንቀሳቀሻ ነው።

ይህ በምስል ላይ የምንመለከተው በአማራ ክልል በዋናዋ ክትባት በባህር ዳር ላይ በ16ኛው የአማራ ክልል በተመለከተ የተደረገ ፕሮግራም የሚያሳየነው

ይህ በምስሉ ላይ የምንመለከተው ሻይ ነው ይህ ሻይ በብርጭቆ ተቀምጦ የስኳር ማሟሚያ የሚሆን ማንኪያ ተቀምጦ እና ይህ ሻይ ብዙ ጊዜ ቡና ቤቶች ላይ እናገኘዋለን።

ይህ በምስሉ ላይ የምትመለከቱት መኪና በጣም አሸብርቃ በአረንጓዴ አትክልት አሸብርቃ፣ አምራ የሰርግ መኪና ትመስላለች መኪናዋም በጣም አምራ ትታያለች። ይች መኪና ብዙውን ጊዜ የባለሀብቶች መኪናም ናት።

ይህ በምስሉ ላይ የምትመለከቱት የሃይማኖት መሪዎች ተሰብስበው ስብሰባ ሲያደርጉ ያሳያል ይህም ሙስሊሞች ናቸው ሙስሊሞች በእስልምና እምነት ተከታዮች ሲሆኑ ከዶክተር አብይ ጋር ተሰብስበው በእምነታቸው ጉዳይ ሲወያዩ ይታያል።

የምትመለከቱት የኢትዮጵያ ሀገር ለመለወጥ ብለው ለመኖር ሲሉ እንግዲ የሚደርስባቸዉን ያሳያል

ይህ ሳር እየተመገበ ያለ ፈረስ ሲሆን ይህ ፈረስ በአረንጓዴ ለምለም መሬት ላይ ሆኖ የሚግጥ ቀይ ፈረስ ይታያል ይህ ፈረስ ለጭነትና ለተለያዩ አገልግሎቶች እንደሚል ይታወቃል።

የአፄ ቴዎድሮስ ሐውልት ነው ከአጠገቡ የሴባስቶፖል ሀውልት ይገኛል ይህም አፄ ቴዎድሮስ ያሰራው ውጮችን በመሰበሰብ ያሰራው መድፍ ነው አፄ ቴዎድሮስም የኢትዮጵያ ጀግና ነው።

ይህ በምስሉ ላይ የምትመለከቱት የመጠይቅ ነው ይህ በሀበሻ ባህላዊ የሆነ ይህን ሰው ስራውን በኋላ የሚጠጣው ስም ጠላ ይታወቃል

ይህ በምስሉ ላይ የምንመለከተው ባለስልጣናት ናቸው። እነዚህ በህዝብ ተወካዮች ምክር ቤት በር ተሰብስበው ጠቅላይ ሚኒስትሩ እንዲሁም ምክትል ጠቅላይ ሚኒስትሩም በመገኘት በአንድ ላይ ፎቶ እየተነሱ ይታያሉ።

በመስሎ ላይ የምንመለከተው በጣም ያማረና የተዋበ ቦታ ነው በራሱም የተዋበ ቅርጽ ይዞ አፈሩ በመሸርሸር አማካኝነት የተከሰተ በጣም አሪፍ የሆነ የሚያምር ቅርጽ ያለው ቦታ ነው ይህ ቦታ በኢትዮጵያ ላይ የሚገኙ ቦታ ነው።

ይህ በምስሉ ላይ የምትመለከቱ የኢትዮጵያ ባንዲራና የሌላ ሀገር ባንድራ ይታየናል እነዚህ ባንዲራዎች በአንድ ላይ የተሳሰረው አንድ ነን በማለት አንድ ላይ እንሰራለን በማለት ቃለ መሀላ ሲያደርጉ የሚያሳይ ባንዴራ ነው።

ይህ በምስል ላይ የምንመለከታቸው 2 ሰዎች በአስቸጋሪ መንገድ ላይ በጋራ በመሆን መንገዱን ከፊት ያለው እየመራ አንዱ ከኋላ እየተከተለ አስቸጋሪውን ዳገት እና ቁልቁለት እየወረዱ እንዲሁም መደገፊያ የሚሆን እንጨት በእጃቸው ይዘው ይታያሉ።

ይህ በምስሉ ላይ የምትመለከቱት በሀገራችን በኢትዮጵያ ላይ የጉልት ገበያ በመሸጥ ላይ የጉልት ገበያ ይታያል። እደዚሁ በአጠገብ ሎሚ ቃሪያ የተለያዩ አትክልቶች ይገኛሉ ይህም በሀገራችን በአስባልት ዳር አካባቢ ይገኛል።

የህይ በመስሉ ላይ የምትመለከቱት ሆቴል ሃም ሆቴልይል በማለክ ይጠራል። ይህም በኢትዮጵያ ቀደም ከሚባሉ ሆቴሎች ውስጥ አንዱ ነው ይህ ሆቴል አሁን አገልግሎዎትን መስጠት አቁሟል ነገር ግን ከጀመረ ቆይታል።

ይህ በምስኑ ላይ የምንመለከተው በስዳማ ክልል ላይ የሚገኝ ለቤት የተሠራ ቤት ነው። ይህም በጣም በማረ መልጉ በአረንጓሪ ቦታ ላይ ተከብ በሚያምርቡበት ያለው ቤት ነው እንግዲህ ሴቶችዙ ጊዜ ይህን ቤት የንምሰሩት ሴቶች ናቸው እንደዚሁም በጣም በማረ በድንኳን መልክ የተሠራ ቤት ነው።

ይህ በምስሉ ላይ የምትመለከቱት በጣም የቆየ የቡና ቤት ይታያል በእድሜው የገፋ የኢትዮጵያ ባህላዊ የሆነ የቡናቤት ይታያል እንግዲህ ኢትዮጵያ ከድሮ ጀምሮ ቡናን ለመጠጥነት የምትጠቀም በባህላዊ መልኩ የነበረ የቡና ቤት ይታያል ማለት ነው።

ይህ በምሱላይ የምትመለከቱት በኢትዮፒያ አካባቢ በአፋር ክልል አካባቢ የሚገኘው ህብረት ሰዎች እቃቸውን ሸክሞ የተጓዙ ፀሐዩ ሳይበግራቸው ወደ ሥራቸው እየሄዱ ይክኝሉም እነዚህም ከሙቀቱ አንፃል ሁለቱ 2በጠለብሰው አንዱ ወግንሽ ጥንጫ ማለብሶ ይታያያል

ይህ በምስሉ ላይ የምንመለከተው ብዙ ጊዜ በኢትዮጵያ ህብረተሰብ ላይ እንደ መጠጥነት የሚጠቀሙት ማለትምብዙ ጊዜ በምሽት አካባቢ ለማሞቅ ወይም ለውፍረት እንዲሁም ለመጫቶች ደሞው ለመጠትነት የሚያገሪግልት አጃ የሚባል መጠጥ ነው።

ይህ በምስር ራ የህምትን መለከቱት ዘለንስኪ በመባል ይታወቃል ይህም የዩክሬይን ፕሬዝዳንት ነው ይህ ፕሬዳንት እንግዲከነ ፑቲንጋጠብ ያላቸው ናቸው ይህ ፕሬዝዳንትን የተለ በኋላ በተለያዩ ሰዎች ተከበው ይታያለ ፑቲን አውሮፓን አይፈራሚ ያሉትን ዘለንስኪ ፕሬዝዳንት ትራppን ከዩክራይን ጋር እንደቆመ ሲሉ የተማፀም ተንግግር ነው

ይህ በመስሉ ላይ የሚታየው በጣም ያማሩ የተዋቡ ቤተሰቦች አባታቸው እና እናታቸው ጋር በመሆን ለጆቻቸው በአንድ የአሻ ልፍስ አባትና እናት በተመሳሳይ ልብስ በሀገራቸው የባህል ልብስ አሸብርቀው ተውበው ታያሉ።

ይህ የምንመለከተው የለስላሳ መጠጥ ማዛ የተሰኘ ከማንጎ የተሠራ አሪፍ የሆነ ለሕፃንም ለዋቂም ለጤነኛም ለበርሽተኛም ተስማሚ የሆነ የማንጎ የለ0 መጠጥ አይነት ነው።